አቮካዶ ጣፋጭ ከሚባሉና ውድ ከሆኑ የፍራፍሬ ጁሶች ውስጥ አንዱ ነው። ይህ የፍራፍሬ አይነትም በአብዛኛው ሰው ዘንድ ተወዳጅ እንዲሁም ለተለያዩ አገልግሎቶች የሚውሉ ለጤና ወሳኝ የሆነ የፍራፍሬ አይነት ነው።

የ መንገድ መሰረተ ልማት ይህ መሰረተ ልማት አስፓልት ያለው እና ኮረኮች ያለው መሰረተ ልማቶችን ሲያጠቃልል የ አስፓልት መሰረተ ልማት በትልልቅ ከተሞች እና በዋና መስመሮች ሲሰራ የ ኮረኮች መሰረተ ልማት ደግሞ በገጠራማ አካባቢዎች edihim አስፓልት በማይደርስባቸው አካባቢዎች ይሰራል ።

እሩጫ በጣም ሀይለኛ ትጋትን እና ጥረት የሚፈልግ እንዲሁም ደግሞ ጥንካሬ እና ፍጥነት ደግሞ ወሳኝነት ያለዉ የሰፖርት አይነት ሲሆን ኢትዮጵያ በዚህ መድረክ እየደጋገመች በልታለች።

ወይን ይህ የመጠጥ ዓይነት በትልቅ ፋብሪካዎች የሚመረት ሲሆን ለሺህ ዓመታት ሳይበላሽ እየቆየ የሚጣፍጥ የአልኮል መጠጥ ነው።

የሬዲዮ ማስታወቂያ እነዚህ ማስታወቂያዎች በሬድዮ የሚቀርቡ ሆነው ድምፅ አሪፍ ድምፅ የሚፈልጉ እንዲሁም ደግሞ አይምራች ላይ ምስል እንድንቀርፀ አርጎ በትረካ መልክ የሚቀርቡ ማስታወቂያዎች ናቸው።

እቤታችንን መንገዶች መካከል ኛውና የመጀመሪያው ምንጣፎች ሲሆኑ እነዚህ ምንጣፎች በተለያዩ አበባዎች ያሸበረቁ እንዲሁም ደግሞ ከለር የሆኑ ለቤታችን ይሰጡ ናቸው

የጆሮ ጌጣጌጥ ሴቶች የሚያጌጡበት ጌጣጌጥ ሲሆን ጆሮ ላይ የሚንጠለጠል እና ውበታቸውን የሚያደምቅ ነው።

ደረቅ ወንበር ይህ የቤት ዕቃው ላይ የሚሰራው የቤት ጥቃት ሲሆን ላይ ቁጭ ብሎ ለመቀመጫነት የሚያገለግል የቤት ዕቃ ሲሆን በጠቅላላ ባለሙያዎች ይዘጋጃል እናም እንገዛቸዋለን

ዛፍ ትላልቅ ከሚባሉ የእጽዋት አይነቶች ውስጥ አንዱ ነው ይህ እጽዋትም ለማገዶ ለቤት ስራ ለተለያዩ ነገሮች የምንጠቀምበት ጠቃሚ የሆነ የእጽዋት አይነት ነው በሀገራችን በኢትዮጵያም በአብዛኞቹ ማህበረሰብ አካባቢ ይበቅላል።

መንግት በወጣው አዲስ የፖለቲካ ፓርቲዎች መሰረታዊ ህግ መካከል አንደኛው የማንኛውም የፖለቲካ ፓርቲ ሲመሠረት ከሰባቱ ብሄር ብሄረሰቦች መከላከል እንዳለበት ረቂቅ ህግ ወቷል

የአርሰናል መለያ ቀይ ከስርሁነው ከላይ አርሰናል ሚልጽፍ ያለው ከታች ደግሞ የመድፍ ቅርጭ ያለው ይህ የአርሰናል ክለብ የግርጓስ ክለብ መለያ ሎጎ ነው

መሰረተ ልማት በውሃዎች ላይ የሚሰሩ መሰረተ ልማቶች በጣም ጠቃኔ የሆኑ የመሰረተ ልማት ዓይነቶች ናቸው ።ምክንያቱም የተጣራ ውሃ እንዲደርሰን ስለሚያደረጉ እህ የውሃ አይነቶችን ውሃው ላይ የተጣራ ነገር እንዲሆን ስለሚያድረጉ በጣም አስፈላጊ መሠረት ልማት ዓይነት ናቸው።

የአዊ ማህበረሰብ በአማራ ክልል የሚገኝ የሆነ ማሕበረሰብ ነው የራሱ ቋንኳ ያለው የማህበረሰብ ክፍል ነው። ይህ የማሕበረሰብ ክፍልም በጣም ብዙ የሆነ ያለው እና ብዙ የሆኖውም ባህሎች ያሉት ነው።

የቅዱስ ግዮርጊስ ቢራ የራስ የሆነ አርማ እና ሎጎ ያለው ሲሆን ይህ አርማ ወይም መገለጫው ቢጫ ቀለም ከፊት ሁኖ ቅዱስ ግርጊስ ጎራዴውን ይዞ ነፍሳት እየገደለ ያሳያል።

የማሳይማራ ማህበረሰቦች እነዚህ በስደት የሚኖሩ ማህበረሰቦች ሢሆኑ ኑሯቸውን ለመግፋት ከአንድ ቦታ ወደ አንድ ቦታ እየተሰደዱ ካምባቸውን ከአንድ ቦታ ሳር ወዳለበት እያደረጉ የሚኖሩ የማህበረሰብ ናቸው።